ይህ በምስሉ ላይ የማየው የሆነች ሴትዮ እና ጀርባዋን በማሳጅ እየታሸች ነው። እና ይቺ ሴትዮ ምን አይነት ህመም አጋጥሟት ነው እንዲህ በማሳጅ የምትታሸው?

እኔ ከዚህ የማየው ነገር ሰዎች ተሰብስበው እየጨፈሩ ነው። እና እነዚህ ሰዎች ምንን አስመልክተው ነው የሚጨፍሩት? ለምንስ ተመሳሳይ ልብስ ለበሱ? የባህል ተወዛዋዧች ናቸው?

በሆነ አዳራሽ ውስጥ ጠረጴዛዎች እና መቀመጫዎች ይታያሉ እኒህ ጠረጴዛዎች እና መቀመጫዎች ለምን አገልግሎት ይውላሉ?

ቤት ይታያል በቤት ዉስጥ ደሞ የኮስሞቲክስ እቃዎች አሉ። እና ይሄ ቤት የት ነው ሚገኝ? እና ኮስሞቲክሶቹስ ለምን አገልግሎት ነው ሚውሉት?

በምስሉ ላይ የማየው ነገር የሆነች ሴትዮ የሆነ የቆመ ዕቃ እያወረደች ነው እና የምታወርደው የቆመ ዕቃ ምን ይባላል? የምትሰራበት ተቋም የት ነው?

በምስሉ ላይ የምናየው ነገር የሆነ ሰውየ እቃዎችን እየተጠገነ ነው ።እና ይሄ ሰውየ አሁን እየተጠገነ ያለው እቃ ልዩ ስም ማን ይባላል ?

እዚህ የሚታየኝ ነገር የዱር አራዊቶች ይታዩኛል። እና እነኝህ የዱር አራዊቶች ወዴት እየተሰደዱ ነው?

ይህ በምስሉ ላይ የማየው ነገር የቤት ውስጥ እቃ ነው ። እና ይህ የቤት ውስጥ እቃ ልዩ ስሙ ማን ነው? ይህ የቤት ውስጥ እቃ ለየት የሚለው የሚሰጠው አገልግሎትስ ምንድን ነው?

ይህ በምስሉ ላይ የማየው ነገር በሆነ እቃ ላይ የሆነ ነገር ይዟል ። እና ይህ ነገር ምንድን ነው? ለምን አገልግሎትስ ይውላል?

በምስሉ ላይ የምናየው ነገር አበቦችን እናያለን። እናም ይሄ አበቦች የት ነው የሚገኙት? የአበቦች ስብስብ ምንምን ይባላሉ?

ይህ በምስሉ ላይ የማየው ነገር የባህል ቀሚስ ነው ። ይህ የባህል ቀሚስ የሚለበሳው በየት ሀገር ይዘወተራል? እና የሚለብሱትስ ወጣቶች ናቸው ወይስ ሽማግሌዎች?

በምስሉ ላይ የማየው ነገር በሆነ አጥር የተከበበ ቧንቧ እና ሰዎቹ ስለ ቧንቧው መረጃ እየፈለጉ። እና እነዚህ ሰዎች ምን መረጃ ነው የሚፈልሁት?

ይህ በስዕሉ ላይ የማየው ጫማ ነው። እና ይህ ጫማ እዚህ ለሽያጭ ነው የቀረበ? ነው ወይስ የጫማ አይነቶችን ለማሳየት ነው? ዋጋውስ ስንት ብር ነው?

ይህ በምስሉ ላይ የምናየው ጫማ ነው። እና ይህ ጫማ አዲስ ነው ወይስ አሮጌ ነው? ዋጋው ስንት ብር ነው?

ይህ የልቦለድ የመጽሃፍ ግርባብን ነው። እና ይህ ልቦልድ መጽሃፍ ግርባብ ልቦለዱን ይጻፈው ሰው ማን ነው?

እዚህ ስዕል ላይ የማየው ነገር የሆነች ሴትዮ በፈገግታ እና ጥርሶን በብሬስ ታስራለች። እና እቺ ሴትዮ እዚ ምን ትሰራለች ?

ይህ የልቦለድ የመጽሃፉ ግርባብ ነው። እና የዚህ ልቦለድ የመጽሃፉ ግርባብ "ኑ ግድግዳ እናፍርስ" የሚለው መጽሀፍ ጸሃፊ ሰው ማነው?

ይህ በስዕሉ ላይ የሚታየው የሆኑ ሁለት ሰዎችና በለመለመው መስክ ላይ የሚወርድ ወራጅ ውሃ ይታያል። እና ይህ ሰውዬ ምንድነው በእጁ የያዘው?

በምስሉ ላይ የምናየው ነገር ቢኖር የሆነች ሴትዮ የሆነ ነገር እየገለበጠች ነው : :እና የቺ ሴትዮ የምትገለብጠው ነገር ምንድነው ፈሳሽ ነገር ነው እና ይሄ ፈሳሽ ስሙ ምን ይባላል,?

ቤትና አንደ መኪና ይታያል። እና ይህ ቤት የት ነው ሚገኘው? የማን ቤት ነው?

እኒህ በምስሉ ላይ የምናያቸው ሰዉ የቤተክርስቲያን አገልጋይ ናቸው ::እና እኒህ የቤተክርስቲያን አገልጋይ ልዩ ስማቸው ማን ይባላል?

በምስሉ ላይ የምናያቸው የቆሎ ተማሪዎች ዳዊት እያነበቡ። እና እኒህ ተማሪዎች የት ናቸው? የት ቤተክርስቲያን ናቸው? ሀገራቸውስ ወዴት ነው?

በምስሉ ላይ የምናየው ነገር መከላከያ ሰራዊት በሆነ ስዉየ እየተመከሩ ነው። እና እኒህን መከላከያ ሰራዊት እየመከረ ያለው ሰዉየ ስማቸው ማን ይባላል?

ይህ በምስሉ ላይ የማየው ነገር ሁለት ሰዎች በደንብ የማይታዩ እና አንድ ሰዉዬ አለ ::እና እነዚህ ሰዎች ምን እያደረጉ ነው? ምን እየሰሩ ነው?

ይህ በምስሉ ላይ የማየው ነገር የሆነ የጓሮ ላይ ሰብል አለ ። እና በሰብሎች መካከል ደግሞ የሆኑ ትላልቅ ፍሬዎችም ይታያሉ እና እኒህ የሚታዩ ትላልቅ ፍሬዎች ልዩ ስማቸው ምንድን ነው?

ይህ በምስሉ ላይ የማየው ነገር የቀን ሰራተኞች መንገድ እየሰሩ ነው። እና እነዚህ ሰራተኞች የሚሰሩት መንገድ የት ሃገር ነው?

ይህ በምስሉ ላይ የማየው የእቃ መደርደሪያ ቡፌ ይታየኛል ። እና እቃ መደርደሪያ ቡፌው ላይ ደግሞ መገናኛ ብዙሃን ይታያል። ይህ መገናኛ ብዙሃን ለህዝቡ ምን መረጃ እያስተላለፈ ነው?

ይህ በምስሉ ላይ የማየው ነገር ሰዎች አንገታቸውን ደፍተው መሬት እየሳሙ ነው። እና እኚህ ሰዎች መሬት የሚስሙት? መሃል ያለው ሰውስ ለምን?

ይህ የኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ምዕመናን ቤተክርስቲያን እየሳሙ ነው። ለመሆኑ የቤተክርስቲያኑ ስም ማን ነው ?

ይህ በምስሉ ላይ የማየው የሆነ ፍራፍሬዎችን ያፈራ እጽዋት ነው። እና እነዚህ ፍራፍሬዎች ምን ይባላሉ ?ይበላሉ? ወይስ እንዴት ነው? አገልግሎታችው?

እዚህ ምስል ላይ የማየው ሁለት እቃዎች ይታዩኛል። እና አኒህ ሁለት እቃዎች ምን ይሰራሉ እዚህ? ለምን ያገለግላሉ? ለሽያጭ የቀረቡ ናቸው?

በምስሉ ላይ የምንመለከተው አርማ ነው። እና ይህ አርማ ቡና እና ሻይ የሚሸጥበት ቦታ ነው ።እና ቡናው የሚቀዳበት እቃ ስሙ ምን ይባላል?

በምስሉ ላይ የምናየው ነገር የሆነ ዜና የሚናገሩ ሰዎች እና እዚህ ፊት ለፊት ያለችው ሴትዮ ማይክ ላይ የቀረበችው ስሟ ማን ነው ተባባሪቷ?

በምስሉ ላይ የምናያቸው ነገሮች ከብዙ ሰዎች መካከል እናትና ልጅ በፈገግታ እናቲቷ ልጅቷን እየሳመቻት ነው። እና ለምንድን ነው እናትና ልጅ ብቻ እንድህ ልዩ ሁነው የሚታዩት?

ይህ በስዕሉ ላይ የማየው ነገር የድሮ ሳር ቤት አያለሁ። እና በግንብ አጥር የታጠሩ ናቸው። እና እኒህ ሳር ቤቶች መገኛቸው የት ነው? ልዩ መጣሪያቸው ስሙ?

ይህ በምስሉ ላይ የምናየው ነገር ታዋቂዎች እየሮጡ ያሳያል እና እነዚህ ሯጮች ስንት ኪሎ ሜትር ነው የሚሮጡት? የሚሮጡበት መሯጯውስ ምን ይባላል?

በምስሉ ላይ የማየው ነገር ችግኝ አያለው እና ይህ ችግኝ በዚህ በደረቅ ሜዳ ላይ እንዴት ሆኖ በቀለ የችግኙስ ስም ምን ይባላል?

እዚህ ስእሉ ላይ የማየው ሰዎችን አያለው እና ሰዎች ላይ የሆነ ዕቃ አለ ይህ ዕቃ ምን ይባላል ለምንስ ያገለግላል እዚህ ላይ የተቀመጠው ለምንድነው?

ይህ በምስሉ ላይ የምናየው የመንገድ ትራንስፖርት ምልክት አርማ ነው። እና ይህ የመንገድ ትራንስፖርት ምልክት አርማ የት ነው የተለጠፈው?

እዚህ ስዕሉ ላይ የማየው ነገር ጠላ በብርጭቆ እየተቀዳ ነው። እና ይህ የሚቀዳው ጠላ በምን ባህል ነው?

ይህ በምስሉ ላይ የምናያቸው የባህል ተወዛዋዥ ናቸው። እና ይህ የባህል ተወዛዋዥ ተወዛዋዦች ያሉበት ቦታው የት ነው? የት ነው ያሉት?

በምስሉ ላይ የማየው ነገር የሆነ ሱቅ አለ እና ይህ ሱቅ የተለያዩ እቃዎችን የያዘ ነው። እና እነዚህ ዕቃዎች ምንም ናቸው?

ይህ በስእሉ ላይ የማየው የሆነ ቤትና መኪና ይታየኛል። አልፎ አልፎ ሰውም አለ። እና እዚህ የቀረበችው መኪና ለሽያጭ የቀረበች ናት?

ነርሶች ታካሚዎችን እያከሙ። እና ነርሶች ታካሚዎችን የሚያክሙበት ቦታዉ የት ነዉ?

ይህ በምስሉ ላይ የማየው ነገር የሆኑ ሰዎች በሆነ ቤት ላይ ተቀምጠዋል። እና ይሄ ቤት የሚገኝበት ቦታ ልዩ የቦታው ስም የት ነው?

በምስሉ ላይ የምናየው ነገር የገጠር ሰዎች መኖሪያቸው ደጃፍ ላይ ይታያሉ። እና ለምንድነው ሁላቸው አንድ ላይ ስብስብ ብለው ከቤቱ ደጃፍ ላይ የተቀመጡት?

ይህ በምስሉ ላይ የማያቸው ተወዛዋዦች ሴቶች ናቸው። እና እነዚህ ተወዛዋዥ ሴቶች የት የባህል ውዝዋዜ ማዕከል ነው የሚሰሩት?

ብዙ ሰዎች እና አንድ እመሀላቸው ላይ ያለ እጁን የታሰረ ሰውየ እና ይኽ እጁን የታሰረው ሰውየ ምን አድርጎ ነው እጁን ያሰሩት? ሰዎቹስ ለምንድነው እንዲህ የከበቡት?

እዚህ በስእሉ የማየው ነገር የሆነ ሜዳ ነው። ይህ ፀጥ ያለ ሜዳ የሚኖርበት የት ነው? ወዴት አካባቢ ነው የሚኖር? ከወዲያስ ፍንትው ያለችው ፀሐይ ምን ለማመልከት ነው?

እኒ በምስሉ ላይ የማያቸው ሰዎች የባህል ልብስ ለብሰው ቆመው የሆነ ነገር እያዩ ነው። እና እኒህ ሰዎች የሚያዩት ነገር ምንድን ይሆን?

ይህ በምስሉ ላይ የማየው ነገር የሆኑ ምልክቶችና የኢትዮጵያ ሰንደቅ ዓላማ መለያ ምልክት አለ። እና ሌሎች ምልክት ምንድን ናቸው?

ሰውየው ብረታብረት እየሳለ እና አሁን እየሳለው ያለው የብረቱ ስም ምንድን ?ለምንድን ነው እንድህስ አቁሞ የያዘው?

በምስሉ ላይ የማየዉ ነገር አበባ ይታያል። ይህ አበባ የት አካባቢ ነዉ ያለዉ? መሀል ላይ ያለችዋስ ነጭ ነገር ምንድን ናት? ከሌሎች የምትለያቸዉ ነገር ምንድን ነዉ?

በምስሉ ላይ የምናዬው ነገር የሆነ አትክልት ነው። እና ይሄ አትክልት የበቀለበት ስርቹ እንዲህ ወደመሬት የጠለቀው ለምነው? ምንስ ይባላል?

ይህ በምስሉ ላይ የማየው አራሽ መኪና እያረሰ አያለሁ፡፡ እና ይህ አራሽ መኪና በሄክታር ስንት ብር ነው የሚያስከፍለው? መኪናውስ የግል ነው? የመንግስት ነው።?

ምስሉ ላይ የምንመለከተው የሆነ ህጻን ልጅ እያጠቆረ እናያለን። ግን በህጻኑ ራስ ላይ ያለው ነገር ምንድነው?

ይህ በምስሉ ላይ የማየው ነገር የሰው ምስሎች በጠረጴዛ ዙሪያ እየተወያዩ ይመስላል እና እኒህ ሰዎች ስለምን እየተወያዩ ነው? ለምንስ በሰው ምስል ተመሰሉ?

ይህ በስዕሉ የማየው ነገር ተማሪዎች በክፈል ውስጥ እየተማሩ ነው። እና እኒህ ተማሪዎች የሚመሩበት የሚማሩበት ትምህርት ቤት የት ትምህርት ቤት ነው? ስንተኛ ክፍልስ ናቸው?

በምስሉ ላይ የምናያቸው የእግር ኳስ ተጫዋች ናቸው። እና የት ክለብ የእግር ኳስ ተጫዋች ናቸው እናዚህ በምስሉ ላይ የምናያቸው?

በምስሉ ላይ የምናየው ነገር ከላይ ያሉት እጽዋቶች በውሃው ውስጥ ተገልብጠው ይታያሉ። እና አኒህ እጽዋቶች ለምን ተገልብጠው እንድታዩ ሆኑ?

ይኽ በምስሉ ላይ የማየው የእጣን ማጨሻ እቃ ነው። እና ይኽ የእጣን ማጨሻ እቃ ልዩ ስም ማን ይባላል?

ምዕመናን ቤተ ክርስቲያን እያስቀደሱ ታዲያ እነዚህ ምዕመናን የሚያስቀድሱበት ቤተ ክርስቲያን የት ነው ያለ? ስሙስ ማን ይባላል?

ይህ በምስሉ ላይ የማየው የገበሬዎች አዝመራ ታጭዶ ተከምሮ ነው ።እና ይህ አዝመራ ልዩ ስም ማን ይባላል? የት ቦታስ ነው የሚዘመረው?

ዘማሪያን እየዘመሩ እና እኒህ ዘማሪዎች የት ቤተክርስቲያን ነው የሚዘምሩት? በምን ወቅት ነው? ምን አይነት በዓል ነው በምን በዓል ነው የሚዘምሩት።

እንዴት የሚያምር አረጓዴ ቦታ ነው። በዚህ አረንጓዴ ቦታ ላይ ሰዎች የሚተክሉት ችግኝ ምን ይባላል? ቦታውስ የት ይገኛል? መቼ ወራትስ ነው የሚተክሉት?

ይህ በስዕሉ ላይ የማየው ሰውየው መልእክት እያስተላለፈ ነው። እና ይህ ሰውየ የሚያስተላልፈው መልእክት ለማን ነው? መልእክቱስ ምን ይላል?

ይህ ምስሉ ላይ የምናየው ነገር ቤት ነው። ይሄ ቤት ብቻውን እዚ ጋር ለምን ተሰራ? አገልግሎቱስ ምንድነው?

ይህ በምስሉ ላይ የምናየው ነገር እሾህ እሾህ የበዛበት ዕፅዋት ነው። እና ይሄ እሾህ የበዛበት ዕጽዋት ስሙ ምን ይባላል?

ይህ በምስሉ ላይ የማየው የሆነች ልጅ የህዝብ ቤተመፃፍት ላይ እያነበበች ነው እና ይህ የህዝብ ቤተ መጻፍት የት ነው የሚገኘው?

በምስሉ ላይ የምናየው ነገር ጠረጴዛዎች ና መቀመጫ ወንበሮች ይታያሉ። እና እነዚህ ጠረንጴዛዎችና ወንበሮች ከምን ነው የሚሰሩት?

ይህ በምስሉ ላይ የማየው ህጻናቶች ትምህርት ቤት ላይ ይመስላሉ። እና እነዚህ ህጻናቶች የሚማሩበት የትምህርት ቤት ስም የት አካባቢ ነው የሚገኘው? ስሙስ ማን ይባላል?

ይህ በምስሉ ላይ የማየው ነገር የሆነ አርማ ምልክት ነው። ይህ የማየው የአርማ ምልክት የሚወክለው ነገር ምንድን ነው?

ይህ በምስሉ ላይ የማየው የሆነ እጽዋት ይታየኛል። እና የዚህ እጽዋት ልዩ ስም ማን ይባላል? ምን አካበቢ ነው ለማብቀል የሚመቸው? በምን አይነት ሁኔታ?